ዘመናዊ ሙዚቃ በሀገራችን በአሁኑ ጊዜ የሚዘፈኑ የዘፈን አይነቶች ሲሆን የተለያዩ ዘመናዊ የሙዚቃ መሳሪያዎችን በመጠቀም ለምሳሌ ኪቦርድ እንዲሁም ደግሞ በኮምፒዩተር ሙዚቃዎችን በማቀናበር ሊሆን ይችላል የሚሰሩ ሙዚቃዎች ናቸዉ።

የአየር ላይ መጕጕዣ የምንላቸው ሰዎች ከመሬት እርቀው አየር ላይ ከአንዱ ቦታ ወደ ሌላ ቦታ የሚሄዱበት ብዙውን ጊዜ

ቃሪያ የማቃጠል ባህሪ ካላቸው የአትክልት አይነቶች ዋነኛው ሲሆን ብዙ ጊዜ ምግቡ እንዲያቃጥለን ለምሳሌ ጥብስ ላይ ወይም ደግሞ የቲማቲም ቁርጥ ላይ እንዲሁም የተለያዩ የምግብ አይነቶች ላይ እንጠቀመዋለን፤ በሽታ የመከላከል ጥቅም አለው።

የመስሪያ ቤት ህግ አስከባሪ በአንድ መስሪያ ቤት ውስጥ ያሉ የሰራተኞችን መብት የሚያስከብር እንዲሁም ደግሞ የእነሱንም ግዴታ እንዲወጡ የሚያደርግ ፣ ግጭቶች ሲነሱ የሚከላከል እና የተለያዩ ህጎችን የሚያስከብር ነው ።

ሴቶች በብዛት ከሚጠቀሙባቸው የመዋቢያ ዕቃዎች አንዱ የአይን ኩል ሲሆን ፤ ይህ አይን ኩል በዱቄት እንዲሁም ደግሞ፤ በእርሳስ ዓይነት ሊቀርብ ይችላል። በዱቄት የሚቀርበው የአይን ኩል ከመዋቢያነት በተጨማሪ ለአይን ጥቅም አለው።

የተመጣጠነ ቤተሰብን ምንለው ልጆች በቁጥራቸው የተመጠኑ እንዲሁም ደግሞ ከገበያ አንፃርና ከተለያዩ ካለው ሀብት አንጻር ልጆች ተመጥነው ያሉበት የቤተሰብ ዓይነት ሲሆን እንድዚህ አይነት ቤተሰብ በኢትዮጵያ ውስጥ ተመራጭ ነው።

ስደት ህጋዊም ሊሆን ይችላል። ለምሳሌ ሰዎች ህጋዊ በሆነ መንገድ ገንዘባቸዉን ከፍለዉ ከአንድ አገር ወደ ሌላ ሀገር ሊሄዱ ይችላሉ። ወይም ደግሞ ዲቪ ደርሷቸዉ ከአንድ አገር ወደ ሌላ ሀገር ሊሰደዱ ይችላሉ።

ኢትዮጵያ ወደ ውጭ ሀገራት ከምትልካቸው ምርቶች አንዱ ቡና ቡና ሲሆን የቡና ንብ በኢትዮጵያ ውስጥ ትልቅ ጠቀሜታ ያለውና በዋነኛነት ኢትዮጵያ የውጭ ምንዛሬ ከምታገኝባቸው መንገዶች አንደኛ እንደኛው ነው ።

በኢትዮጵያ ውስጥ ከሚጠቀሱ ጋዜጦች ውስጥ አንዱ የበኩር ጋዜጣ ሲሆን ፤ የበኩር ጋዜጣ በኢትዮጵያ ውስጥ የተፈጠሩ አዳዲስ ክስተቶችን የኢትዮጵያ ማኅበራዊ ፣ኢኮኖሚያዊና ፖለቲካዊ ጉዳዮችን እያነሳ የሚዘግብ ነው።

የልብስ ማጠብ በሚያሽን ሰዎች በቀደመው ጊዜያት በተለያዩ ጉልበትን በመጠቀም ልብስን ከማጠብ ይልቅ የተለያዩ ማሸኖችን በመጠቀም እራሱ የሚያጠብ እራሱ የሚያጸዳ እንዲሁም ደግሞ ራሱን የሚየደርቅ ማሽን አይነት ነው።

ከግብርና አይነቶች አንዱ የእንስሳት ምርት ሲሆኑ የተለያዩ እንስሳትን የወተት ተዋህጾ ለማግኘት ወይም ደሞ የስጋ ምርት ለማግኘት እንዲሁም ደግሞ የእንቁላለ ምርትን ለማግኘት የተለያዩ እንስሳትን በማሳደግ እንዲሁም ደግሞ በማርባት መጠቀም ማለት ነው።

እስክርቢቶ ለመጻፍ ከምንጠቀምባቸው የጽፈት መሳሪያ እቃዎች አንዱ ሲሆን በድሮ ግዜ ሰዎች ብእር ለመጻፍ ይጠቀማሉ እንዲሁም ደግሞ ከመጻፍ አሻገር የተለያዩ ስእሎችን ለመስራት እንጠቀማለን።

የልብስ መተኮሻ ማሽን ቤት ውስጥ ከምንጠቀምባቸው የኤሌክትሪክ ማሽኖች ውስጥ አንዱ ሲሆን የተጣጠፈ ልብስ እንዲሁም ደግሞ በስርአት ያልተቀመጠን ልብስ ቅርፅ ለማስያዝ እንዲሁም ደግሞ ለመተኮስ የምንጠቀምበት ነው ።

የስነ-ህንፃ ትምህርት የህንፃዎችን ዲዛይን በማውጣት ህንፃዎችን አሰራር እንዲሁም ደግሞ ቁሳቁሶችን እንዴት መጠቀም እንዳለብን ያሳያል።

የቆዳ ጫማዎች ከተለያዩ የእንስሳት ቆዳዎችን በመጠቀም የሚሰራ የጫማ ዓይነት ሲሆን በተለይ በኢትዮጵያ ብዙ ወንዶች የሚጠቀሙ የሚጠቀሙት የጫማ አይነት ነው።

የመኖሪያ ቤት ካርታ የምንለው አንድን ቤት የወጥ አሰራንሩ ስለ ግቢው ሁኔታ ስለሚያስፈልገው ቁሳቁስ የሚገልጽ ሲሆን ከውስጥ ያለውን የክፍል አቀማመጡ ሊሆን የመብራት ዝርጋታ በሙሉ ያሳያል።

አጫጭር እጽዋት የምንላቸው በቁመታቸው አጭር እንዲሁም ደግሞ በቀላሉ መብቀል የሚችሉ ለምሳሌ ሳሮች ቁጥቋጦዎች እንዲሁም ደግሞ የተለያዩ አረቦችን መጥቀስ እንችላለን።

የቤት እንስሳት ጥበቃ በአገራችን በጣም ዝቅተኛ እና እንዲሁም ደግሞ ትኩረት ያልተሰጠው ነጥብ ነው። በሙሉ እንስሳቶች በየቦታው እየሞቱ ይገኛሉ። ለምሳሌ ውሻ በመኪና ተገጭቶ ሲሞት እናያለን።

የህጻናት መዝናኛ ቦታዎች ህፃናትን ቤት ውስጥ እንዳይደብራቸው በእረፍት ቀናቸው የምናዝናናበት ሲሆን የተለያዩ መጫወቻዎች ሸርተቲ እንዲሁም ደግሞ ዥዋዥዌ እንዲሁም ህጻናት እንደፈለጉ የሚጫወቱባቸው ሜዳዎች እና እንዲሁም ደግሞ ምግቦችም ሊኖሩ ይችላሉ።

ወተት በሱፐርማርኬት ዉስጥ በዱቄት ወይም ደግሞ በፈሳሽ መልኩ ተዘጋጅቶ ሊሸጥ ይችላል። በዱቄት የተሸጠንዉ ሰዎች በራሳቸዉ አዘጋጅተዉ መጠቀም ሲችሉ በፈሳሽ የሚሸጠዉ ደግሞ በራሱ ተዘጋጅቶ የቀረበ ነዉ።

የውሃ ተፈጥሮ አካባቢ የምንላቸው ለምሳሌ ወንዞች ባህሮችን ሊሆን ይችላል እንዲሁም ደግሞ ሀይቆችን በአጠቃላይ ለምሳሌ በኢትዮጵያ ውስጥ ታዋቂ ከሆኑ የተፈጥሮ የውሃ ተፈጥሮ ሃብቶች አንዱ ጣና ሐይቅን መግለጽ እንችላለን።

አፈ ታሪክ በኢትዮጵያ ውስጥ ከአባቶቻችን ሲወዱ ሲዋረድ የመጣ በቃልም እየተነገረ የመጣ የተለያየ አይነት ታሪክ ሲሆን አፈ ታሪክ እውነትም ወይም ደግሞ ውሸትም ሊሆን ይችላል።

ጉዞ የራስን ነፃነት ያጎናጽፋል። ቱሪዝም የአካባቢ ጥበቃን ማበረታታት አለበት። ስደት የቤተሰብ ትስስርን ሊያጠናክር ወይም ሊያዳክም ይችላል።

ቲማቲም ብዙ ጊዜ ከምንጠቀመው የአትክልት አይነቶች አንዱ ሲሆን በጥሩ በጥሬው ወይም ደግሞ ለምግብነት ነው።

የዋለ ህጻናት ትምህርት ህጻናት ወደ በኛ ትምህርት ከመግባታቸው በፊት በልጅነታቸው የተለያዩ ሙዚቃዎችን ሊሆን ይችላል ጨዋታዎችን እንዲሁም ቁጥሮችንና ፊደላቶችን የሚማሩበት ትምህርት ቤት አይነት ነው

ሱፐር ማርኬት ውስጥ ከምናገኛቸው ምርቶች መካከል የተለያዩ የታሸጉ መጠጦች ልናገኝ እንችላለን። የአትክልት መጠጦች ሊሆኑ ይችላሉ ወይም የለስላሳ መጠቶች ሊሆኑ ይችላልሉ። በምንገዛበት ጊዜ የጊዜያቸውን ገደብ እናእንዴት መጠቀም እንዳለብን ማየት ይገባል!

የፀጉር መተኮሻ ሴቶች ጸጉራቸውን ታጥበው ከደረቁ በኋላ በተለያየ የዲዛይን ፀጉራቸውን ለመተኮስ የሚጠቀሙበት የኤሌክትሮኒክስ አይነት ነው።

ዘመናዊ ቡና ቤቶች በአሁኑ ጊዜ ቀለል ያለ ካፌ ሊሆን ይችላል ወይም ደግሞ አነስ ያሉ ቤቶች ጋ ሊሆን ይችላል ወጣቶች በመሰብሰብና በመጠጣት የየለያዩ የቡና ቁርሶች ሊኖሩ ይችላሉ ጊዜ የሚያሳልፉባቸው ናቸው።

የፖለቲካ ዜና የምንለው በአገሪቱ ውስጥ ያሉ የፖለቲካ ጉዳይ ሊሆን ይችላ ል ደግሞ በውጭ ሀገራት መካከል ያለው የፖለቲካ ጉዳይ ሊሆን ይችላል እሱን የሚዘግብልን የዜና አይነት ነው።

የኤሌክትሪክ ኃይል ማመንጫ ጣቢያዎች: ለከተሞችና ለኢንዱስትሪዎች የኤሌክትሪክ ኃይልን ያቀርባሉ።

የተለያዩ የአፈር ዓይነቶች ለእጽዋት እድገት የተለያየ ተስማሚነት ያላቸው ሲሆን፣ የተመጣጠነ ምግብ አቅርቦት ወሳኝ ነው

ባንዲራዎች በዓለም አቀፍ ደረጃ ሀገራትን የሚወክሉ ሲሆን፣ መለያዎች ደግሞ የጋራ ዓላማ ያላቸውን ሰዎች ያሰባስባሉ።

ካሮት በኢትዮጵያ ውስጥ ከተለመዱ የአትክልት አይነቶች ውስጥ አንዱ ሲሆን በብዙ ምግቦች ውስጥ እንጠቀመዋለን አልጫ ምግቦችን ለመስራት። ካሮት በሽታ ተከላካይ ነው። በተጨማሪ ደግሞ ለአይን ጥራት የሚጠቅም ምግብ ነው።

የኢትዮጵያ ግብርና ዋና ዋና ምርቶች እህሎች ሊሆኑ ይችላሉ፤ የተለያዩ የእንስሳት ተዋጽኦ ለምሳሌ ሥጋ ፣እንቁላል ፣ወተት ሊሆን ይችላል። ወይም ደግሞ ጥራጥሬ እና ቅመሞች ለምሳሌ ቡና ፣ ሰሊጥ መጥቀስ እንችላለን።

የተፈጥሮ ኃብቶች የዉኃ ፣የአፈር ፣ የማዕድን ፣ የአየር እንዲሁ በተፈጥሮ ሰዉ ሳይሰራቸዉ የተገኙ ለሰዉ ልጅ አስፈላጊ የሆኑ ኃብቶችን እና ደግሞ መንከባከብ ያለብንን መጠበቅ ያለብንን ኃብቶችን ያሳያል።

የመንግት ቢሮዎች በሀገራችን ውስጥ የሚያስፈልጉን የመሰረተ ልማቶች ውስጥ አንዱ ሲሆን ይህ ምንድነው የከፍተኛ የሆነ የስራ ዕድል እንዲኖርና ሰዎች ከመንግስት ጋር በጥብቅ ወዳጅነት እንዲሰሩ ያደርጋል ::

የአትሌቲክስ ስፖርት ኢትዮጵያ ከምትታወቅባቸው የስፖርት ዓይነቶች ውስጥ አንዱ እና ዋነኛው ሲሆን አትሌቲክስ ስፖርት ሩጫ ፣ዝላይ፣ የጦር ውርወራ ደግሞ ሌሎች ስፖርቶችን ያካትታል።

የግጥም መጻፍት ብዙ ጊዜ በኢትዮጵያ ውስጥ ታዋቂ ሰዎች ከሚያነቡዋቸው መጽሐፍቶች መካከል አንዱ ሲሆን ደራሲው በተለያዩ ስንኞችና ዜማዎች በመጠቀም ይጽፋሉ። ግጥም የሚስብና ዜማ ያለው የጽሑፍ አይነት ነው።

ማህበረሰብ የጋራ እሴቶችና ግቦች ያላቸው የሰዎች ስብስብ ሲሆን ቤተሰብ ደግሞ የቅርብ ዝምድና ያላቸውና አብረው የሚኖሩ ሰዎች ናቸው

የማስታወቂያ ህጎችና ደንቦች ሐቀኛና ትክክለኛ መረጃን ማስተላለፍን የሚያረጋግጡ ሲሆን አሳሳች ማስታወቂያዎችን ይከለክላሉ

ዘመናዊ ቤቶችን ለማስጌጥ ከምንጠቀምባቸው ቁሳቁሶች መካከል አንዱ ሴራሚክ ነው። የሀገር ውስጥ ሴራሚክ ወይም ደግሞ የውጭ ሴራሚክ መጠቀም እንችላለን። እንድሁም ደግሞ የተለያዩ ቀለማትን መቀባት እንችላለን። ለምሳሌ ጅፕሰም እንድሁም ደግሞ የጣራውን ደግሞ የተለያዩ እስታይሎችን መጠቀም እንችላለን።

የማህበራዊ ዜና ስለ አንድ ማህበረሰብ እንድሁም የፖለቲካ ፣የኢኮኖሚ ደግሞ የማህበራዊ ግንኙነቶችን የምናቀርብበት ዜና ሲሆን በተለይ ደግሞ ማህበራዊ ጉዳዮችን እያነሳን ስለማህበረሰቡ የአመጋገብ፣ የአለባበስ ሁኔታ እናቀርባለን።

የመንግስት ስራ የምንለዉ መንግስት በትምህርት ደረጃ ሊሆን ይችላል ወይም ደግሞ በስራ ልምድ ሊሆን ይችላል። በሚቀጥረኝ የስራ ሁኔታ ላይ መሳተፍ ሲሆን በየወሩ ቋሚ ደሞዝ ይከፈላል።

ዘመናዊ የፖለቲካ ስርዓት የምንለው ብዙ በአንድ ሀገር ውስጥ ያሉ ዜጎች የራሳቸውን ማስተዳደር የሚፈልጓቸውን ሰዎች የሚመርጡበት ሁኔታ እንዲሁም ደግሞ ጥሩ ማኅበራዊ ኢኮኖሚያዊ እና ግንኙነት ያለበት ስርአት ነው ።

የኢትዮጵያ ባህላዊ ሙዚቃ ባንድ አካባቢ፣ በኢትዮጵያ ውስጥ በአንድ አካባቢ ያሉ የተለያዩ ብሄር ብሄረሰቦች ሊሆን ይችላል የራሳቸው የሆነ የሙዚቃ አይነት ሲሆን ለምሳሌ በጎጃም የራሱ የሆነ የጎጃም የሙዚቃ አይነት አለ በጎንደርም እንደዚያው ነው የራሱ የሆነ አለ።

በኢትዮጵያ ውስጥ የተለያዩ የሀይማኖት ተቋም ያለ ሲሆን የሃይማኖት ተቋም የምንለው አንድ እምነት ያላቸው ሰዎች ተሰባስበው አምልኮታቸውን የሚገልጹበት፥ አምላካቸውን የሚያመልኩበት ፥ የሚያመሰግኑበት እንዲሁም ደግሞ የተለያዩ ፀሎቶቻቸውን የሚያደርጉበት ቦታ ነው።

ሴቶች ዘመናዊ ከሆኑ የውበት መጠበቂያ እቃዎች በተጨማሪ በተፈጥሯዊ መንገድም ውበታቸውን ሊጠብቁ ይችላሉ ለምሳሌ አቮካዶን መጠቀም ሊሆን ይችላል ማርን በመጠቀም

የውጭ ሀገር ዜና የሚንለው የዜና ክፍል ውስጥ ስለተለያዩ የውጭ ሀገራት ክስተት ፣ ስለ ተለያዩ የውጭ ሀገራት ሁኔታ ፣ ፖለቲካ ፣ ኢኮኖሚያዊ ጉዳዮች እያነሳ የሚያቀርብልን የዜና ክፍል ነው ።

ዘመናዊ ሀይማኖት የምንላቸው በዘመኑ የመጡ እንዲሁም ደሞ ሰዎች እራሳቸው እየፈጠሩ የሚያመጧቸው ሀይማኖት ሲሆኑ ሰዎች የራሳቸውን እቃ ወይም አስተሳሰብ ብዙ ጊዜ የሚያመልኩበት ነው።

አቦሸማኔ ፈጣን ከሆኑት የዱር እንስሳት መካከል የሚጠቀስ ሲሆን ስጋ ተመጋቢ ነው እና ይህንንም ለማድረግ አደን በሚወጣበት ጊዜ በጣም በፍጥነት በመሮጥ በማጥቃት ነው።

የአንገት ሀብል ሰዎች በአንገታቸው ላይ የሚያደርጉት የጌጣጌጥ አይነት ሲሆን የአንገት ሀብል የተለያየ ትርጉም ሊኖረው ይችላል። ከተለያዩ ሰዎችም ልንቀበለው እንችላለን እንድሁም ደግሞ የአንገት ሀብል ከብር ከወርቅ እንድሁም ደግሞ ከአልማዝም ሊሰራ ይችላል።

የጁስ መፍጫ ማሽን በቤት ውስጥ የተለያዩ አትክልቶችን በመጠቀም ጁስ ለመስራት የምንጠቀምበት ማሽን ነው። ኢትዮጵያ ውስጥ በኤሌክትሪክ እንድሁም በእጅ መስራት እንችላለን። የተለያዩ ጆሶችን ለመስራት እንጠቀምበታለን።

የተለያዩ የግብርና ዘዴዎች ያሉ ሲሆን ባህላዊ ግብርና፥ ዘመናዊ ግብርና፥ እንዲሁም አሁን የመጪው ኢንዱስትሪያል ግብርና በተጨማሪ ደግሞ የመስኖ እርሻ፥ ፍርቅ እርሻ መጠቀም ይቻላል።

የሐይማኖት ህግ የምንለው በአንድ እምነት ውስጥ ያሉ ሰዎች ሊከተሏቸው የሚገቡ የሐይማኖት ሕግጋት ናቸው። ለምሳሌ፦ እስከ ስንት ሰዓት መጾም እንዳለባቸው። ስንት መስገድ እንዳለባቸው እንዲሁም ደግሞ ምን ምን ግብረ ገብ ባህሪያትን መከተል እንዳለባቸው።

የቴሌግራም ማህበራዊ ሚዲያ ገጽ ከቅርብ ጊዜ ጀምሮ የመጣ የተለያዩ ጽሑፎችን የምንላላክበት እንድሁም ደግሞ ግሩፕ ወይም ደግሞ ቡድን ለመመስረት በጋራ የሚሰሩ ስራዎችን ማጋራት የምንችልበት የማህበራዊ ሚዲያ ገጽ ነው።

ኮንጎ ጫማ የምንለው በሀገራችን ከጎማ የተሰራ ጫማ ሲሆን በተለይ ወደ ገጠር አካባቢ ብዙ ጊዜ ሴቶች የሚያደርጉት የጫማ አይነት ነው። እንዲሁም ደግሞ ከድሮም ጀምሮ የእናቶቻችን ሲያደርጉት የነበረ ጫማ ነው።

የሰላም አስከባሪ በመንገድ ላይ የተለያዩ ግጭቶች በሚፈጠሩበት ጊዜ እንዲሁም ደግሞ አለመግባባቶች ሲፈጠሩ ሰዎችን በማስታረቅ እንዲሁም ደግሞ አስፈላጊውን ነገር ህጋዊ በሆነ መንገድ የሚተገብር ሰው ነው ።

ውሻ በኢትዮጵያ ውስጥ ከተለመዱ የቤት ውስጥ እንስሳ ውስጥ አንዱ ነው። ታማኝ እንድሁም ደግሞ ወዳጅ እንደሆነ ይነገራል እቃውን መቼም እንደማይረሳ ነገር ግን በኢትዮጵያ ውስጥ የውሻ መብት ብዙም አይከበርም

ባህላዊ መጠጦች በኢትዮጵያ ውስጥ ከ ድሮ ጀምሮ አባቶቻቺን ሲጠቀሙባቸው የነበሩ እንዲሁም ደግሞ በቤታችን በቀላሉ ሊዘጋጁ የሚችሉ የመጠጥ አይነቶች ሲሆኑ ለምሳሌ ጠላ እንዲሁም ደግሞ ጠጅ አረቄ ሊሆን ይችላል

የኢትዮጵያ ጋዜጦች የተለያዩ ማህበረሰባዊ ፖለቲካዊ እንድሁም ደግሞ ኢኮኖሚያዊ ጉዳዮችን ተጨማሪ ስፖርትና ሌሎች መዝናኛ ርዕሶችን የሚሸፍኑ የመረጃ ምንጮች ናቸው።

በኢትዮጵያ ውስጥ ብዙ የስነ ምግብ አይነቶች ያሉ ሲሆን ፤ በኢትዮጵያ ውስጥ ጥሬ ስጋ እንዲሁም ጥብስ፥ ስጋ እንደ ቋንጣም ሊዘጋጅ ይችላል ፤ እንዲሁም ደግሞ ክትፎ በጉራጌ አካባቢ የሚዘጋጁ ምግቦች አሉ።

በጋዝ ወይም ደግሞ በነዳጅ የሚሰሩ ተሽከርካሪዎች ነዳጅን ወይም ደሞ የተለያዩ ዘይቶች በመጠቀም ለምሳሌ ናፍታ ቤንዚን በመጠቀም ይሠራሉ በከፍተኛ ፍጥነትና ኃይል ያላቸው ባህላዊ ተሽከርካሪዎች የተሻለ ለምሳሌ መኪናዎች ባጃጅ።

የክላሲካል ሙዚቃ የምንለው በሙዚቃ መሳሪያዎች ብቻ የሚፈጠር የሙዚቃ አይነት ሲሆን ምንም አይነት ዘፋኝ የለውም። ምንም አይነት ግጥም የለውም ሰዎች አእምሯቸውን ለማለቃቀጥ እንድሁም ደግሞ ለመመሰጥ የሚሆን አይነት ነው።

በኢትዮጵያ ውስጥ ካሉ እጽዋት አይነቶች ዛፎችን መጥቀስ እንችላለን። ዛፎች ረጅምና ብዙ አመት የሚኖሩ እንድሁም ደግሞ ጥላ ለመሆን ለተለያዩ እንስሳት መሰብሰቢያ ለመሆን ያገለግላሉ ለምሳሌ ባህርዛፍ ጥድ

ቴለቪዥን ቤት ውስጥ ከምንጠቀምባቸው እቃዎች አንዱ ሲሆን የተለያዩ የመዝናኛ ፕሮግራሞችን ሊሆን ይችላል ዜናዎችን አዳድስ ክስተቶችን እንድሁም ደግሞ የተለያዩ ዶክመንተሪ በአካል ልናያቸው የማንችላቸውን ነገሮች ቤታችን ውስጥ ተቀምጠን ልናይበት የምንችለው እቃ ነው።

ዘመናዊ ስደት የምንለው ሰዎች ህጋዊ መንገዶችን በመጠቀም ምንም አይነት ጉዳት ሳይደርስባቸው ከአንድ ቦታ ወደ ሌላ ቦታ የሚያደርጉት ጉዞ ሲሆን ለምሳሌ ሰዎች ዲቪ ደርሷቸው ወደ ውጭ ሀገር ሊሰደዱ ይችላሉ። በተለያዩ እድሎችም ሊወጡ ይችላሉ።

የሆቴል ምግብ ቤቶች ብዙውን ጊዜ በከፍተኛ ዋጋ የሚቀርቡ ምግቦች እንዲሁም ደግሞ በቀላል እቤት ውስጥ መስራት የማንችላቸው ምግቦች የምናገኝበት የምግብ ቤት አይነት ነው።

ወይን ከወይን ፍሬ የሚዘጋጅ የአልኮል መጠጥ ሲሆን ወይም ከፍተኛ የአልኮል መጠጥ ካላቸው መጠጦች ውስጥ ይመደባል እንድሁም ደግሞ ብዙ ጊዜ ከለስላሳ መጠጦች ጋር በመቀላቀል ይጠጣል።

አጼ ሚኒሊክ በኢትዮጵያ ውስጥ ከነበሩ ታዋቂ መሪዎች እንዲሁም ደግሞ ነገስታት አንዱ ሲሆን አድዋ ጦርነት ላይ ኢትዮጵያን ከነጭ ግዞት ወይም ደግሞ ከቀይ ግዛት ነፃ ያወጣ ታላቅ መሪ ነው ። እንዲሁም

አረንጓዴ አትክልቶች ብዙ ጊዜ እይታን ከመሳብ በተጨማሪ ለጤናችን በሽታ የመከላከል አቅምን ይጨምራል እንድሁም ደግሞ ለቆዳ መላላጥ ችግር ላለብን ሰዎች እና ደግሞ የቆዳ ውበትን ይጨምራል።

የማታ ትምህርት ሰዎች መማር በማይችሉበት ሁኔታ ውስጥ ሲሆኑ የሚማሩት የትምህርት ዓይነት ሲሆን ለምሳሌ ቀን ቀን ስራ በመስራት ቤተሰቦቻቸውን በማገዝ ማታ ላይ ደግሞ ወደ ትምህርታቸው መሄድ ይችላሉ።

የሀገር ውስጥ ንግድ የምንለው በኢትዮጵያ ውስጥ ያሉ ሰዎች ካሉበት አካባቢ ሊሆን ይችላል ወይም ደግሞ ከአንድ ክፍለ ሀገር ወደሌላ ክፍለ ሀገር የሚደረግ የንግድ አይነት ሲሆን ለምሳሌ ከአማራ ክልል ወደ አድስ አበባ ወይም አድስ አበባ ውስጥ ያሉ ነጋዴዎች እርስበርሳቸው እቃዎችን መሸጥና መግዛት ይችላሉ።

መንገድ በኢትዮጵያ ዉስጥ አስፈላጊ ከሆኑት መሰረታዊ አገልግሎት አንዱ ሲሆን ከአንድ ቦታ ወደ ሌላ ቦታ ለመሄድ የሚጠቀሙበት የመሰረታዊ አገልግሎት ነዉ። ነገር ግን በአሁኑ ጊዜ በተለያዩ የጦርነት ጊዜ ጦርነቶች አማካኝነት ረዥም ጊዜ በማቆየት አማካኝነት ብዙ መንገዶች እየተቋሰጡ ይገኛሉ።

ዘመናዊ ማህበረሰብ የምንለው ኋላ ቀር አስተሳሰቦችን የማያራምድ እና ደግሞ በተጨማሪ የኢኮኖሚያዊ እና ደግሞ ወቅታዊ ማህበራዊ ጉዳዮች ላይ ዘመናዊ በሆነ መልኩ የሚሳተፍ ሲሆን ሊሎችም በፖለቲካዊ ጉዳዮች ዘመናዊ ፖለቲካን የሚያራምድ ነው።

የቡና መፍጫ ማሽን ማለት በቤት ዉስጥ ከምንጠቀምባቸው ቀለል ያሉ ማሽኖች ዉስጥ ሲሆን የተቆላ ቡናን ወደ ዱቄት ለመቀየር እንጠቀምበታለን። እንዲሁም ደግሞ ቡና ማሽን በእጅ ሊሰራ ይችላል በኤሌክትሪክ ሊሰራ ይችላል። እና ጊዛችንን በአግባቡ እንድንጠቀም ያደርጋል።

የታሸጉ የሱፐር ማርኬት ምግቦች ሁሉም ነገር ተዘጋጅቶ እንዲሁም በስለው የሚሸጡ የምግብ ዓይነቶች ሲሆኑ የታሸጉ ምግቦችን በምንገዛበት ጊዜ የአጠቃቀም ሂደቶችን እንዲሁም ደግሞ የጊዜ ገደባቸውን በጥንቃቄ ማየት አለብን።

የድርጅት ባዲራዎች ብዙ ጊዜ የተለያዩ መስርያ ቤቶች ወይም ደግሞ የተለያዩ ድርጅቶች የራሳቸው ባዲራ ሊኖራቸው ይችላል። ለምሳሌ ዩኒቨርስቲዎች ፣የመንግስት ስራ ተቋማት እንዲሁም ደግሞ ታዋቂ የሆኑ የንግድ ድርጅቶች የራሳቸው የሆነ ባዲራና መለያ አላቸው።

ዘመናዊ የውበት መጠበቂያ የምንላቸው በፋርማሲ እና በሱቆች የሚገኙ የተለያዩ ዘመናዊ ምርቶችን ያጠቃልላል ለምሳሌ ለፊት ለማጽዳት ሞስቸራይዘር ለመጠቀም ሊሆን ይችላል። እንድሁም ደግሞ የተለያዩ የተመከሩ ሳሙናዎችን መጠቀም።

አድስ የንግድ ቦታዎችን ስንከፍት በተለያየ ነገር ማስጌጥ እንችላለን ለምሳሌ የድርጅታችንን ብዙ ባነር በምናሰራበት ጊዜ በማስዋብ ሊሆን ይችላል የተለያዩ ሰዎችን የሚስቡ አምዶች በማስቀመጥ ሊሆን ይችላል እንድሁም ደግሞ ጽሑፎችን በማስተካከል።

ዋና ዜና ዋና ዜና የምንለው በዜና ሰአት ከአርዕስተ ዜና ቀጥሎ የሚመደብ ሲሆን በሀገሪቱ የተከሰቱ ዜናዎችን ሰፋ ባለ ሁኔታ እና ደግሞ ሰፋ ባለ ሁኔታ በምስልም በተደራጀ እንድሁም ደግሞ በሰዎች ቃለ መጠይቅ በተደራጀ መልኩ የሚቀርብ

የስፖርት ዜና ብዙውን ጊዜ ዋና ዋና የስፖርት ጉዳዮችን የእለታዊ የስፖርት ጉዳዮችን ሊሆን ይችላል ወይም ደግሞ በሳምንት የስፖርት ፕሮግራሞች ደግሞ የሳምንቱን ሙሉ ምን አይነት ስፖርት እንደነበረ የተሸጡ ስፖርተኞች የሚታዩበት የዜና አይነት ነው።

የትምህርት ቤት ህግ አስከባሪዎች ተማሪዎች ግጭት በሚፈጥሩበት ጊዜ ተማሪዎች የትምህርት ቤት ህግን በሚያከብሩበት ጊዜ እንድሁም ደግሞ በተማሪዎች ላይ የሚደርሱ የመብት ጥሰቶችን የሚከላከሉ ሰዎች ናቸው።

የዱር እንሰሳት ጥበቃ በሀገራችን አስፈላጊና አትኩሮት ሊሰጠው የሚገባ ነገር ነው። ምክንያቱም የዱር እንሰሳት በህገወጥ አደን ምክንያት እየተወሰደና እየተሸጠ ስለሚገኝ በአግባቡ የዱር እንሰሳት መብት ማስጠበቅ አለብን።

በአካል የሚደረግ ግብይት የምንለው ሰዎች እቃ ሲገዙና ሲሸጡ በአካል ተገናኝተው ገንዘቡን እጅ ለእጅ ተቀባብለው እቃውን እጅ ለእጅ ተቀባብለው የሚደረግ የግብይት ወይም ደግሞ የንግድ አይነት ነው።

ጉብኝት ሰዎች ከአንድ ቦታ ወደ ሌላ ቦታ የሚያደርጉት የጉዞ ዓይነት ሲሆን የተለያዩ ቦታዎችን ለመመልከት ለማድነቅ ሊሆን ይችላል እንዲሁም ደግሞ ለስራ ዓላማ የሚጐበኙበት ሂደት ነው ። ለምሳሌ የውጭ ሀገር ዜጎች ወደ ኢትዮጵያ በመምጣት የተለያዩ ታሪካዊ ቦታዎችን ይጎበኛሉ ።

ባህላዊ መጓጓዣዎች በኢትዮጵያ ውስጥ ቀደምት ባሉ ጊዜ የምንጠቀምባቸው አይነት ሲሆኑ ዋጋቸው አነስተኛ እንድሁም ደግሞ ምቾታቸው በጣም ዝቅተኛ የሆኑ ነበሩ ለምሳሌ ጋሪ በቅሎ መጥቀስ እንችላለን።

ሲቶች የተለያዩ የመዋቢያ እቃዎችን ሊጠቀሙ ይችላሉ። ለምሳሌ ሜካፖችን፣ የአይን ኩሎችን፣ እንዲሁም ደሞ ቅንድባቸውን ሊሰሩ ይችላሉ፤ በተጨማሪ ፊታቸውን የሆኑ ቀለማትን ሊቀቡ ይችላሉ፣ ጸጉራቸውን የተለያዩ የማጥቆሪያ ቀለማትን ሊቀቡ ይችላሉ።

የፌዴራል መንግስት የፖለቲካ አካል ክፍል ሲሆን አስተዳደራዊ ክልሎች እንድሁም ደግሞ የተለያዩ የህግ አውጭ የስራ አስፈጻሚዎች እና ደግሞ የህግ ተርጓሚ አካላት የተዋቀረ ነው።